ግብርና የምንለው አንድ ማህበረሰብ ወይም አንድ ሰው በግሉ ሊሰራ የሚችለው እርሻ ከብት ማርባት ሊሆን ይችላል ሁለቱንም ያጠቃለለ የስራ ዘርፍ ነው።